ቤትና መኖሪያ ቤት ማለት ሰዎች የሚኖሩበት እና ከማንኛውም ነገር ከስራ፥ ከውሎ ከየትኛውም ቦታ መጥተው የሚያርፉበት፥ ከቤተሰቦቻቸው ጋር ጊዜ የሚያሳልፉበት፥ የራሳቸውን ጊዜ የሚያሳልፉበት ቦታ ነው።